እንስሳቶች የቤት እና የዱር እንስሳ ተብለው የሚከፈሉ ሲሆን የቤት እንስሳ የምንላቸው በቤታችን ውስጥ የምናገኛቸው ፣ ከኛው ጋር ተላምደው የሚኖሩ ፣ ለማዳ የእንስሳት አይነቶች ሲሆኑ የዱር እንስሳት የምንላቸው ግን በጫካ ውስጥ የሚገኙ ፣ ከሰው ልጅ ጋር ያልተላመዱ ፣ አደገኛ ሊሆኑም የሚችሉ የእንስሳት አይነቶች ናቸው ።

በሀገራችን ልዩ ልዩ የሆኑ መሳሪያዎች አሉ መካከል ውስጥ የሙዚቃ መሳሪያዎች ሊሆኑ ይችላሉ ።ሙዚቃ እጅጉን ያማረና ለጆሮ ለስለስ ብሎ እንዲገባ ከሚያደርጉት ነገሮች አንዱ የሙዚቃ መሳሪያዎች ሲሆኑ ከእነሱ መካከል ጊታር፣ ፒያኖ የተለያዩትን ማጣቀስ እንችላለን።

ከእጽዋት መካከል ዳማከሴን ወይም የምች መድሃኒትን ተጠቃሽ ማድረው ያምንችል ሲሆን ይህ ዳማ ከሴ ወይም ምች መድሃኒት የምንለው ሰዎች ምች በመታቸው ጊዜ ከቡና ጋር ወይም ከሻይ ጋር አብሮ በመጠጣት ከበሽታዎች የሚያድናቸው ነው።

ታሪክ ማለት እኛ አሁን ከነበርንበት በፊት የነበሩ ሰዎች ሲያደርጉት የነበረ ነገር ለምሳሌ ፦ ጦርነቶች ሊሆኑ ይችላሉ ፣ በዛ ሰዓት ላይ የሚገበያዩበት ነገር ፣ በዛ ሰዓት ላይ ሲፈፅሟት የነበረችው እያንዳንዷ ነገር ዛሬ ላይ ታሪክ ተብሎ የምንማረው ወይም የምናስታውሰው ነገር ነው ።

ከሱፐር ማርኬት ምርቶች መካከል ተጠቃሽ ልናደርገዉ የምንችለዉ ሻምፖዎች እና ቅባቶች ናቸዉ። ብዙ ጊዜ ላይ ሻምፖ እና ቅባቶች ሴቶች ሲጠቀሟቸዉ ወይም ደግሞ ሱፐር ማርኬቱ ድረስ በመምጣት ሸምተዉ ሲመጡ ልንመለከታቸዉ እንችላለን። ይህም ለፀጉራቸዉ እንደተስማማቸዉ እና ሁሉም ሰዎች እንዲገዉ ሊመክሯቸዉ ይችላሉ።

ብዙውን ጊዘ ስለስደት ሲወራ በአለም ሀገራት ላይ አድርገን ወደ ሊቢያ የሚሰደዱ ብዙ ሰዎችን ልናስታዉል እንችላለን ። እነዚህ ሰወች የተሻለ ህይወትን በመናፈቅ ወደ ውጭ ሀገር ቢሰደዱም በመጥፎ ሁኔታ ነው።

ባህላዊ ህክምና በአብዛኛው ትልልቅ የተማሩ አባቶች የሚያደርጉት ቢሆንም ቤት ለቤትም ዳማከሴ እና የምች መድሃኒት አማካኝነት አብዛኛው ሰው የሚጠቀመው መድሃኒት ነው።

ስነ ሕንፃ እና ግንባታ ላይ ሌላ ከሚያስፈልጉን ቁሳቁሶች መካከል አንደኛዉ ዶማ ነዉ። ዶማ አንድን ቦታ መጀመሪያ ተቆፍሮ ስለሆነ መሰረት የሚሰራበት ያንን ቦታ ለመቆፈር ወንም ደግሞ ለማዉጣት አፈሩን ሰብስቦ ለማዉጣት ዶማ እጅጉን አስፈላጊ ነገር ነዉ።

ከሱፐር ማርኬት ምርቶች መካከል በጣም ጣፋጭ የሆነው በብዙዎች ዘንድ ተወዳጅነትን እና ፍቅርን ያተረፈው ነገር ቢኖር አይስ ክሬም ነው። አይስ ክሬም በብዛት በሱፐር ማርኬቶች የምናገኘው ነገር ሲሆን ብዙ ሰዎች አይስ ክሬምን ለመግዛት እቅዴ ብለው ሱፐር ማርኬት ሲሄዱ ልናስተውል እንችል ይሆናል።

ከሱፐርማርኬት ምርቶች መካከል ዋነኛውና ተጠቃሽ ልንለው የምንችለው አንዱ ጣፋጭ የሆኑ የተለያዩ አይነት ዲዛይን፣ የተለያዩ አይነት ቀለም ያላቸው ከረሜላዎችን ተጠቃሽ ማድረግ እንችላለን። እነዚህ ከረሜላዎችም እጅጉን ጣፉጭ ሲሆኑ አሪፍ እና ተመጣጣኝ በሚባለው ዋጋ በ ሱፐርማርኬት ውስጥ ማግኘት እንችላለን።

ታዋቂ ከሆኑ መሪዎችን ወይንም ደግሞ በብዙዎች አፍሪካዊያን ዘንድ ከሚወዳዱት መካከል አንዱ የደቡብ አፍሪካው ኔልሰን ማንዴላ ሲሆን፤ ይህ ሰው ልጅጉን የተወደደ ታዋቂ መሪ ደግሞ ታዋቂ አባት ልንለው የምንችለው ሰው ነው ማለት ነው።

ማስታወቂያ ላይ ከሚቀርቡ ነገሮች መካከል አብዛኛውን ቦታ ነገር የተለያዩ አይነት መጠጦች ናቸው። ከነዚህ መጠጦች መካከል ልንዘረዝር የምንችላቸው ጁሶች ወይንም ደግሞ የተለያዩ አይነት ጉጉልበት ሰጭ የምንላቸው መጠጦች ወይም ደግሞ አስካሪ የምንላቸውም ነገሮች ሊሆን ይችላል።

ከምግብ ቤቶቻችን ላይ ከምናስተውላቸው ጣፋጭ ከሚባሉ ምግቦች መካከል አንዱና ተጠቃሽ ልናደርገው የምንችለው ስጋ ወጥ ነው። ስጋ ወጥን በመፈለግ ከቤታቸው ድረስ ምግብ ቤት በመሄድ ብዙዎች ሲበሉትና ሲያጣጥሙት አስተውለን ልናውቅ እንችላለን። እና ይሄ እጅግ ጣፍጭ ስግ ወጥ በብዙ ምግብ ቤቶች ውስጥ ይገኛል።

ኢትዮጵያ ውስጥ መጥፋት አለባቸው ወይም መቅረት አለባቸው ከሚባሉ ባህሎች አንዱ የሴት ልጅ ግርዛት ሲሆን፤ በአሁኑ በጣም እየቀነሰ ያለ ቢሆንም ግን የሴት ልጅ ግርዛት የሚደርስባቸው ሴቶች እኩል እየተጎዱ ያሉ ስለሆነ በቶሎ ቢቀር ይመከራል።

ሀገራችን ላይ አሉ ከሚባሉ ሀይማኖቶች ውስጥ ኦርቶዶክስ

ማስተዋወቂያ ለምሳሌ ያክል ለብዙ ዓመታት ለአራት፣ ለአምስት ፣ለስድስት ወይም ለሰባት ዓመታት ያክል በዩኒቨርሲቲው ሲማሩ የቆዩ እና ወንድሞቻችን፤ ዩኒቨርሲቲ ከቆዩ በኋላ ባላቸው እውቀት መሰረት ሥራ ለመሥራት ሲሉ የተለጠፉ ነገሮችን ወይም ማስታወቂያዎቹ ያነባሉ ማለት ነው።

ከሴት ሙዚቀኞች መካክለ በጣም ተወዳጅ የሆነችው እና እስከ አሁን ድረስ ሙዚቃዎቿ በጣም የሚሰሙላት ሴት ዘፋኝ አበባ ደሳለኝ ነች። አበባ ደሳለኝ ዉበትም ያላት ስትሆን ብድምጿም ብዙዎች የማረከች እጅግ እጅግ ተደማጭ ዘፈኖች ያሏት ገራሚ የሆነች ዘፋኝ ነች።

እንደ ኢትዮጵያ ማህበረሰብ ከሆነ ብዙውን ጊዜ ኋላቀር የሚባሉ ሰዎች ሲሆን፤ በሀገራችን ላይ የሞሉት። እያንዳንዱን ነገር ከመጥፎ ነገር ጋር በማያያዝ ይህን አታድርጉ ይህንን አድርጉ ሲሉ ልናስተውላቸው እንችላለን። እናም ብዙውን ጊዜ ማህበረሰቦች የተለያዩ ዓይነት መጥፎ ነገሮች ይታይባቸዋል።

በሀገራችን በኢትዮጵያ አልፎ አልፎም እምብዛም ባይሆን በትንሹ ሉጫ ጸጉር ያላቸው ሴቶች የሚስተዋሉ ሲሆን፤ እነሱ ደግሞ ስንሠራ ወይም ደግሞ ስንተኮሰው ብዛት ስለሌለው አያምርልንም ብለው ቅሬታ ሲያቀርቡ እናስተውላለን።

ከተሽከርካሪዎች መካከል ባጃጅ ተጠቃሽ የሚችሉ ሲሆን፤ በአሁኑ ሰዓት በኢትዮጵያ ውስጥ ሁለት ዓይነት የባጃጅ ዓይነቶች አሉ። ባለ ሶስት ጎማ እና በ ሁለት ጎማ ሲሆኑ አብዛኞቹ ተመራጭ የሚያደርጋቸው ባለ አራት እግር ጎማ ባጃጆችን ነው።

መዋቢያዎች ከምንላቸው ነገሮች አንዱ ጸጉርን መተኮስ ውይም በአግባቡ ጸጉርን መሰራት ሲሆን ጸጉሯን በስነ-ስር ዓት ተሰርታ ከፊቷ እና ከቅርጿ ጋር ሊሄድ በሚችል ሁኔታ ጸጉሯን አሳምራ በወጣች ጊዜ መዋቢያ ተጠቀመች ልንለው እንችላለን።

አትክልት መካከል ቲማቲምን ተጠቃሽ ማድረግ የምንችል ሲሆን ቲማቲም ከሰላጣ ጋር ከቃሪያ ጋር አብዛኛውን ሰው ሲመገበው የምናስተውል ሲሆን ከለሩም ቀይ ውስጡ የተለያዩ ፍሬዎች ያሉበት ሲሆን ለጤና ጠቃሚ እንደሆነ ይመከራል።

ከሱፐርማርኬት ምርቶች መካከል ዋነኛው በብዙዎች ዘንድ ተወዳጅነትን ያተረፈው አንዱ ነገር ቢኖር ቸኮሌት ነው ። ቸኮሌት በብዙ ሴቶች ፣ ህጻናት ፣ ወጣቶች በተለያዩ አካላት ላይ በጣም ተወዳጅ የሆነ ጣፋጭ ምግብ ሲሆን በብዛትም በሱፐርማርኬቶች ውስጥ ገብተን ልናገኘው እንችላለን ማለት ነው ።

ቤት ውስጥ የተለያዩ አይነት ዝግጅቶች ወይም በዓላት በሚኖሩበት ጊዜ ቤቶቻቸውን በተለያየ አይነት መንገድ የሚያስጌጡ እና የሚያስው ዓይነት ሰዎች ያሉ ሲሆን አብዛኞቹ ሰዎች ሽኛና የተለያዩ አይነት ነገሮችን በመጠቀም ቤታቸውን ከሚባለው በላይ እንደሚያስውቡ ይናገራሉ።

ከማህበራዊ ሚዲያ ዉስጥ ቲክቶክ ተጠቃሽ እና ዋነኛዉ ልንለዉ የምንችለዉ ሲሆን በቲክቶክ ላይ የተለያዩ ቁም ነገር አዘል ሀይማኖታዊ ነገሮችን ወይም ደግሞ አስቂኝ ነገሮችን ደግሞ በብዛት የምናገኝበት ሲሆን ሰዎች አብዛኛዉን ጊዜያቸዉን የሚያቃጥሉበት ነዉ ተብሎ ይታሰባል።

ከቤተሰቦች አካል ውስጥ አንዱ የሆኑት ልጆች ሲሆኑ ፤ ልጆች በቤተሰቦቻቸው በጣም የሚወደዱ በጣም ደስተኛ የሆኑ ፍጥረታት ናቸው።

በተፈጥሮ ከምናገኛቸው ነገሮች መካከል አንዱ ወፎች ሲሆኑ ፤ በነዛ ማራኪ የሆኑ አስረቅራቂ ድምጻቸው አማካኝነት እኛን የተለያየ አይነት ደስታ የሆነ ስሜት ውስጥ ሊከቱን ይችላሉ። እናም እነዚህ ድምጽ እና ከለራቸው ምናቸው ሁሉ ነገራቸው ሳቢና እጅጉን ማራኪ ነው።

ከብዙ አይነት መሳሪያዎች መካከል አንድኛው ጸጉርን የመተኮስ መሳሪያ ነው። ይህም ማለት ከርዳዳ ወይም አስቸጋሪ የሚባለውን ጸጉር በማለስለስ እጅግ የሚያምርና ረዘም ያለ ጸጉርን ለመጎናጸፍ የሚያስችል ልዩ የሆነ መሳሪያ ሊሆን ይችላል።

ስለ ተፈጥሮ ባወራን ቁጥር ግርና ግርም ስልሚለን ስለ ሌሊት ወፍ ማውራታችን የማይቀር ነው። የሌሊት ወፍ ልክ እንደ ሌሎች ወፎች የወፍ ዝርያ ያለባት ቢሆንም አጥቢ የወፍ ዝርያ መሆኗ ልዩ የሚያደርጋት ነገሯ ነው ።

ከምግብ ዓይነቶች አንዱ ፓስታ ተጠቃሽ ልናደርግ የምንችለው ሲሆን፤ ብዙ ጊዜ የጣሊያን ምግብ ነው ተብሎ የሚወራለት የሆነው። ሀገራቸው ኢትዮጵያ በደንብ የምትጠቀመው የምግብ አይነት ሲሆን ፤ለብቻው ተቀቅሎ እንደገና ለብቻው ስልስ ተሰርቶለትም የሚበላ የምግብ አይነት ነው።

ከቤት እቃዎች መካከል አንዱ አልጋ ሲሆን የሰው ልጅ ደክሞትና በስራ ተወጥሮ የመጣ ጭንቅላቱን በአልጋ ላይ በመተኛት በቅ እንቅልፍን በማግኘት ወደ ጤናው የሚመለስበት ሲሆን አልጋ ዘርፈብዙ ጥቅም ያለሁ ነገር ሲሆን ከእነዚህን መካከል አንዱ እንቅልፍ ለመተኛት

ሀገራችን በተለያየ አይነት መልኩ ጦርነት፣ ስደት ብዙ መጥፎ፤ መጥፎ ነገሮች የሚፈጸሙ ነገሮች ምካከል አንዱ ፖለቲካ ነው። ፖለቲካኞች ህዝቡ እማያስበውን ነገር በማሰብ እና እማይሆን ነገር በማድረግ ሃገር ከሃገር ህዝብ ከህዝብ ሲያጋጩ አስተውዪ አውቃለሁ።

ስለፍራፍሬዎች ባወራን ቁጥር ስለ አናናስ ማዉራታችን የማይቀር ነገር ነው። አናናስ በጣም በብዙ በሚባሉ ሰዎች ተወዳጅነቱን ያተረፈ እጅጉን ጣፋጭ የሆነ ምግብ ሲሆን ብዙዉን ጊዜ በጣም በምንበላበት ሰአት ምላሳአችንን በመቆራረጥ የሚታወቅ ብሆንም አብዛኛዉ ሰው ግን ባፍቅር ሲመገበው እናስተዉላለን።

አርማን ስናነሳ አንድ ድርጅት የራሴ አርማ አለኝ ብሎ ሊያነሳ ይችላል አሁን ለምሳሌ የንግድ ባንክን አርማ ብንመለከት አንድ ድርጅት የራሴ አርማ አለኝ ብሎ ሊያነሳ ይችላል አሁን ለምሳሌ የንግድ ባንክን አርማ ምንመለከት አርማውን አይተን ይህ ባንክ ንግድ ባንክ ነው። ልናስተውል እንችላለን ማለት ነው። ስለዚህ አንድ ነገር እንድናቅ በጣም አስፈላጊ ነገር ነው።

ማስጌጥ ወይም ማስዋብ አንዲት ሴት ልጅን ጸጉርዋን ቀለም በመቀባት ሊሆን ይችላል። ፊቷ ላይ የተለያዩ ነገሮች ለምሳሌ ሜክአፕ አይላሽ የተለያዩ ነገሮች ፊቷ ላይ በመጠቀም ልጅቷን ከነበረችበት በጣም እስክታምር ድረስ የሚሄዱበት ሂደት ማስጌጥ ይባላል።

ኢትዮጵያ ውስጥ አሉ ከሚባሉ የመልክዓ ምድር ዓይነቶች መካከል ራስ ዳሽን ተራራ በጣም ሊጠቀስ የሚገባው የተራራ አይነት ሲሆን፤ ቁመቱም በጣም ረጅም እንደሆነና ከኢትዮጵያ ተራሮች መካከል ትልቁ ተራራ እሱ እንደሆነ ሲወደስ ይሰማል።

ተሽከርካሪዎች ከምንላቸው ኢትዮጵያ ውስጥ የተለመደው ታክሲ ሲሆን ፤ ታክሲ ከአንድ ቦታ ወደ አንዳንድ ቦታ ለመንቀሳቀስ የኢትዮጵያ ህዝብ ተመራጭ የሚያደርገው ሲሆን፤ በብዛት ከ 12 ሰው እስከ 14 ሰው የመያዝ አቅም ያለው መጓጓዣ ነው።

ስለ ፍራፍሬ ስናነሳ በሙቀትና በርሀባቸው ቦታዎች ላይ የውሃ ቦታ ትክቶ እርካታ ስለሰጣቸው ሀባብ ምግዛታችን አይቀሬ ነገር ነው። ሀባብ በጣም ተለቅ ያለ ግን ደሞ ውሀን ያዘለ በጣም ጣፋጭ የሆነ የፍራፍሬ አይነትነው።

አሁን ባለንበት ሁኔታ በኢትዮጰያ ውስጠ ስለሚገኙ የተለያዩ ዓይነት ኑሮ ውድነትዎች በተለይ አካባቢዎች የሚፈጠሩ ጦርነቶች ሊሆኑ ይችላሉ በአገራችን ላይ የተለያዩ የሚከሰቱ ነገሮች በቴሌቪዥን ወይም በሬድዮ ይሚናገሩልን ሰዎች ዜና ቀረቡልን እንላለን።

በፖለቲካ ዙሪያ ብዙ ጊዜ ህዝብ የመረጠው መሪና ሕዝብ የመረጣቸው የተለያዩ አይነት ግለሰቦች የሚያደርጉት የፓርላማ ውይይት ነው :: ይህን ጊዜ በብዙ አይነት በፖለቲካም ሆነ በተለያዩ ነገሮች ውይይት በማድረግ ለሀገሩ የተሻለ ነገር ያጎናጽፋሉ ማለት ነው እንግዲህ ::

በተለያዩ ቦታዎች ላይ እና በተለያዩ ማህበረሰቦች ላይ የተለያዩ ኋላ ቀር የሚባሉ ሊኖሩ ይችላሉ። ከዛም መካከል አንዱ ሴት ልጅ ከቤት አትውጣ የሚልው ሲሆን ብዙን ጊዜ ሴቶችን ያማረረ በማህበረሰቡ ግን ሁሌም የተለመደ ኋላ ቀር አስተሳሰብ ነው።

ማስታወቂያ ላይ ሲቀርቡ ወይም ደግሞ ሲዘወተሩ ከምናስተውላቸው ነገሮች መካከል አንዱና ተጠቃሹ ልናደርገው የምንችለው የቤት ወይም ደግሞ የአፓርታማ ማስታወቂያዎች ናቸው። እነዚህም ቤት አልባ ለሆኑ ሰዎች እጅጉን ጠቃሚ የሆኑ ማስታወቂያዎች ሲሆኑ፤ በተለያዩ አይነት ቲቪዎች ላይ ሲተላለፉ ልናይ እንችላለን።

ባህላዊ ሕክምናዎች በሀገራችን ላይ እጅጉን በብዛት የሚስተዋል ሲሆን፤ የከተማዋ ሰዎች እንኳን በሆስፒታሎች ሊድኑ ያልቻሉትን ህመም ወደ ባህላዊ ህክምና በመሄድ እንደሚሻላቸው ሲናገሩ ይታያል። እነዚህ ባህላዊ ህክምናዎች አብዛኛውን ጊዜ ከቅጠላ ቅጠሎች ተጨምቀው የሚሠሩ ሲሆን፤ ከነሽታው ያድናሉ።

ስለ አርማ ስናወራ በትምህርት ቤቶች ላይ የሚደረጉትን ወይም በተማሪ ዩኒፎርም ላይ የሚታተሙትን አርማዎች ማንሳታችን አይቀሬ ነገር ነው። ትምህርት ቤት አርማዎች ስንመለከት አስተማሪዎች፣ እና ተማሪዎዎች ተማሪ መሆናቸውን ለማስተዋል እጅግ በጣም ይረዳናል ሲሉ እሚስተዋል ሲሆን ተማሪዎቹም በዚህ አርማቸው ትምህርት ቤታቸውን ይለዩበታል።

ንግድ ቦታ ላይ በብዛት ከሚዘወተሩ ወይም ደግሞ በብዙ ጊዜ እንደሚገዙ የተለመዱ ነገሮች መካከል አንዱ የእህል ዘሮች ናቸው ። ከእነዚህ የእህል ዘሮች መካከል ተጠቃሽ ልናደርጋቸው የምንችላቸው ጤፍ ስንዴ በቆሎ እና እነዚህን የመሳሰሉት የእህል ዘሮች በብዛት ሲሸጡ ልናስተውል እንችላለን ።

ስለ ባንዲራ ስናወራ የአሚሪካን ባንዲራ ማውራታችን የማይቀር ሲሆን አሜሪካ አምሳ የሆኑ ኮከቦች ያሉበት እና እዛ ስላሉት ሀገሮች የሚታወራ ነው

ንግድ ላይ ሲሸጡ ወይም ደግሞ ሲገዙአቸው ወይም ሲሸምቶቸው ከምናያቸው ነገሮች መካከል ቦርሳ ነው። ቦርሳ ብዙን ጊዜ ሴትዎች ለመዘነጫ ተማሪዎች ደግሞ ለትምህርት ሲጠቀሙት ልናይ የምንችል ሲሆን ሁለቱም የተለያዩ አይነት ፋሽን ያላቸው ቢሆኑም ሲሸጡ ልናይ እንችላለን።

ከስራዎች መካከል አንደኛው ተጠቃሽ ልናረገው የምንችለው ምርመራ ሲሆን መመራመር ሲባል ስለ አንድ በሽታ መድሃኒት መፈለግ ሊሆን ይችላል ወይም ደግሞ ጠፈር ላይ ስላሉ ነገሮች ከዚ በፊት ስለተፈጠሩ ታሪኮች ሕይወት እንዴት እንደተጀመረች ስለተለያዩ ነገሮች የሚመራመሩ ሰዎች ተመራማሪ እንላቸዋለን::

ከመጠጦች መካከል አንዱ በአሁኑ ሰአት በተለያዩ ሃገራት ላይ ሲዘዋወር የምናየው ብርታትን ንቃትን ጥንካሬን ይሰጣል ብለው የሚያስተዋውቁት መጠጥ ሲሆን መጠጥ ገዝተን በሽታን ከማከምም አልፎ እያስተዋልነው እንገኛለን።

ትምህርት ካልን ወደ ትምህርት ቤት መሄዳችን አይቀሬ ነገር ነው። በትምህርት ቤት ውስጥ ከምናገኛቸው አካሎች መካከል ደሞ አንዱ ደሞ አንዱ ዳይሬክተሩ ነው። ዳይሬክተሩ ማለት ትምህርት ቤት ሙሉ ለሙሉ የሚቆጣጠር አካል ሲሆን ተማሪዎች ስነምግባርንም እንዲይዙ ከፍተኛ ሚና ሲጫወት አስተውዬ አውቃልሁ።

መኖሪያ ቤታችን ውስጥ ከምንገልባቸው ወይም ደግሞ ብዙ ግዜ ሳሎን በምንቀመጥበት ሰአት የምናስተውላቸው እቃዎች መካከል አንዱ ጠረጴዛ ነው ::ጠረጴዛ ብዙ ጊዜ ሰዎች እራት ተሰብስበው የሚበሉበት እዛጋ እራት ተሰብስበው በሚበሉበት ጊዜ የተለያየ አይነት ሰላም ደስታና ጨዋታ የሚፈጠርበት ነው ::

መኖሪያ ቤት እንድኢትዮጵያ የምንመለከት ከሆነ አብዛኛው ሰው የኪራይ ቤት የሚጠቀም ሲሆን አሁን ባለንበት ሁኔታ ግን በቆርቆሮ የተሰሩ ቤቶች እንኳን ሳይቀሩ እጅጉን እየተወደዱ እየከበዱ የመጡ ሲሆን ለመስማት እየከበደ ያለ ነገር ቢኖር የመኖሪያ ቤት ጉዳይ ሁኗል።

የፅህፈት መሳሪያ እቃዎች የምንላቸው እርሳሶችን ብእሮችን አንዳንዴም ደግሞ ኮምፒተሮችን ሊሆን ይችላል ብቻ የተለያዩ ነገሮችን በወረቀት ወይም በተለያዩ ነገር አስፍሮ ለመያዝ የምንጠቀምባቸው እቃዎች የፅህፈት መሳሪያ እንላቸዋለን::

አንድ ነገር ከምናስጌጥባቸው ነገሮች መካከል አሁን ለምሳሌ ቤትን ለመሳመር ወይም ለማስጌጥ ከፈለግን አንዱን ፊኛን መጠቀም እንችላለን። ፊኛ በሰው ልጅ ትንፋሽ ሊሆን ይችላል በመንፊያ ሊሆን ይችላል በመነፋት የተለያዩ አይነት ቀለሞች እና ይዘቶች ባላቸው አርገን ቤታችንን ማስዋብ እንችላለን።

መጓጓዣ ከምንላቸው መካከል ጋሪን ተጠቃሽ ማድረግ የምንችል ሲሆን ጋሪ ብዙውን ጊዜ በሀገራችን ላይ የሚስተዋለው በፈረሶች የሚሄዱበት ሲሆን በአብዘሃኛው በገጠራማ አካባቢ የሚስተዋለው እንጂ በከተማ አካባቢ ብዙ የማይታይ ቢሆንም አልፎ አልፎ ግን ይኖራል።

ማህበረሰብ የምንላቸው የብዙ ቤተሰቦች የብዙ የምንላቸው ሰዎች ስብስብ ሲሆን እያንዳንዱ ቤት ዉስጥ የተለያየ የሆነ አስተሳሰብ የተለያዩ የሆነ አመግግብ የተለያዩ የሆነ አለባበስ ያላቸው ስብስብ የሆነ ቤት ውስጥ የዛ ሁሉ ቤተሰብ በጣም በሚሆን ሁኔታ የሚሰበስብበት ነው::

ከመጠጦች መካከል አንደኛው ቡና ተጠቃሽ ሊሆን የሚችል ሲሆን ቡና አብዛኛውን ጊዜ ከድብርት ለመነቃቃት ሰዎች የሚጠቀሙበት ሲሆን አንድአንዶች ሰዎች ደግሞ ከድብርት ከመነቃቃት አልፎ ሱስ ሆኖባቸው በብዛት የምናስተውል ሊሆን ይችላል።

ግቢያችንን የምናሳምርባቸው ነገሮች አሉ። ተፈጥሮ ወይም ደግሞ ዛፎች፣ ሳሮች እና አበቦች ናቸው።

መሰረተ ልማትን በአሁኑ ጊዜ ኢትዮጵያ ውስጥ በጣም እያስተዋልነው ወይም ደግሞ በየቦታው በተንቀሳቀስን ጊዜ የምናስተውለው ሲሆን ፤አብዛኞቹ ቦታ የተቆፋፈረው ስናይ እጅግ አስቀያሚ አደረጉት ልንል ብንችልም መጨረሻው ግን እጅግ ያማረና እጅግ ውብ የሆነ ሥፍራ ለመፍጠር እንደሆነ ተረድቻለሁ።

ጥበብ የምንለው ከፈጣሪ የሚሰጠን ጸጋ ወይንም በረከት ሲሆን የሰው ልጅ ደግሞ በተሰጠው ጸጋና በረከተ ተጠቅሞ ህይወቱን መለወጥ እስከሚችልበት ድረስ መጠቀም የሚችል ሲሆን አብዛኛው አሁን ከፍታ ላይ የደረሱ ሰዎችም ፈጣሪ የሰጣቸውን ጥበብ ተመርኩዘው እንደሆነ ሲናገሩ ይታያል።

ከጌጣጌጦች መካከል አንዱ የእጅ ጌጥ ሲሆን እጃቸዉን የሚያሳይ ልብስ በሚለብሱበት ጊዜ ይህንን የእጅ ጌጥ በሚጨምሩበት ሰዓት የተለያየ አይነት ዉበት አጎናፅፏቸዉ እጅጉን ማራኪ ሆነዉ ለሰዎች እንዲታዩ ማድረግ የቻለ ጌጥ የሚያምር ነዉ።

ከመሰረታዊ አገልግሎት መካከል አንደኛው እና ዋነኛው ነገረ ህክምና ሲሆን የሰው ልጅ በታመመ በቆሰለ የተለያየ አይነት ችግር በደረሰበት ቁጥር ወደ ሆስፒታል በመሄድ የተለያየ አይነት አገልግሎትን ሊያገኝ ይችላል ማለት ነው። እናም ባገኘው አገልግሎት መሰረት ከበሽታው ይፈወሳል።

ከቤት እቃዎች ውስጥ አንዱ የሆነው ብፌ ሲሆን በጣም ትልቅ ብዙ እቃዎችን የሚይዝልን ሲሆን እናቶቻችን ከድሮ ጀምረው የሚገዙትን እቃዎች ብፌ ውስጥ በማስገባት ምንም ሰው አይንካብኝ ይላሉ።

ስለ ትምህርት ካወራን አይቀር ትምህርት ወደ ውስጣችን እንዲሰርጥ እየተመለከትንም በደንብ እንዲገባን ብለው በጠመኔ በሰሌዳ ላይ የፃፉትን ነገር መቼም አንረሳውም ። በትምህርት ላይ ግዴታ አስፈላጊ ከምንላቸው ነገሮች አንዱ ጠመኔ እና ሰሌዳ መሆናቸው የማይዘነጋን እውነት ነው ።

ትምህርትን ለመቅሰም ወይም ደግሞ ለማግኘት ወደ ትምህርት ቤት የምንሄድበት ጊዜ ብዙ ጊዜ ከምናያቸው እና ከምናስተውላቸው ነገሮች መካከል አንዱ ነጭ ጠመኔ ነው ። ነጭ ጠመኔ ብዙ ጊዜ በጥቁር ሰሌዳ ላይ የሚፅፉት ስንል ስንችል እሱን የሚያጠፉት በዳስተር እንደሆነ ማለት እንችላለን ።

ብዙን ጊዜ እንደምናስተውለው ከሆነ በዜና ውስጥ ከሚቀርቡ ነገሮች መካከል አንዱ የነዳጅ ውድነት ነው:: የነዳጅ ውድነት ሀገራችንን ብቻ ሳይሆን አለማችንን እያናወጠ ካለ ነገር ሲሆን ይህንንም ብዙ ጊዜ በዜናዎች ላይ ተዘግቦ ለናስተውል ወይም ደግሞ ልንመለከት እንችላለን ይሆናል ::

ዜና ላይ ከሚቀርቡ ወይም ብዙ ጊዜ ልናስተውላቸው ከምንችላቸው ነገሮች መካከል አንዱ ዳይፐር ሊሆን ይችላል ::እነዚህ የህጻን ልጆችን ምቾት የሚሰጡ ናቸው እናም ብለው በተለያዩ ነገሮች ለስላሳ አማረኛ አድርገው የልጆችን ቀለብ መግዛት ችለዋል ::

ከስራ ዉስጥ ልናካትተው የምንችለው አንኡ የስራ አይነት የልብስ ፋሽን ሲሆን አሁም ኢትዮጵያ ዉስጥ በደንብ ያልተለመደ የስራ አይነት ቢሆንም እየሰራበት ለመለወጥ እየሞከረበት ያለ ሲሆን ሁሉም ሰው የየራሱን ፋሽን እያስቀመጠ አዳዲስ ልብሶችን ለመስራት እየሞከረ ይገገኛል::

ስለ ሃይማኖት ሲነገር ኢትዮጵያ ላይ ብዙ የማይስተዋሉ ግን ተከታዮች አሉት ስለሚባለው ስለ ካቶሊክ እምነት ማውራታችን አይቀሬ ነገር ነው:: የካቶሊክ እምነት የመጣው ከካቶሊክ እንደመጣ ቢነገርም ጣልያኖች ብዙ ሊያስፋፉ ሞክረው ያልተሳካላቸው ቢሆንም አሁንም ድረስ ግን አንዳንድ ተከታዮች እንዳላቸው ይነገራል::

ስለ ሐይማኖት ስናወራና ቤተክርስቲያን መሰረት የሚከበሩን የመስቀል በአል ማንሳታችን የማይቀር ነገር ነው። መስቀል በዓል ከብዙ ነጫጭ ህዝቦች ራሱ ወደኛ መጥተው እንዲጎበኙት ያስገደደ እጅጉን የሚያምር የተለያዩ አይነት ውበት የሚታዩበት በዓላችን ነው።

ተፈጥሮን አንስተን ስለ እንስሳት ማውራታችን ካልቀረ አይቀር ረጅሟን እንስሳት ቀጭኔን ማንሳታችን አይቀሬ ነገር ሲሆን በዚህ ረጅም አንገቷ የብዙ ሰዎችን ቀልብ መሳብ የቻለች ሲሆን በቢጫ ቀለሟና እላዋ ላይ ባለው ጥቁር ነጠብጣቦች ብዙዎችን ያስገረመች እንስሳት ነች።

በሀገራችን ላይ በአብዛኛውን ጊዜ ግብርናን የምናስተውለው በበሬ እርሻ ሲሆን በሬዎችን ከመብላትም አልፈን ቆዳቸውንም ከመጠቀም አልፈን ለግብርና የምንጠቀምባቸው ሲሆን እነሱን በመጠቀም እነዚህ ነገሮችን እንጠቀማለን::

ከቤት እንስሳቶች መካከል ድመት ተወዳጅዋና ተጠቃሽዋ ስትሆን አብዛኛው ሰው በአይጥ በተማረረ ጊዜ ድመትን ወደ ቤቱ የሚያስገባ ሲሆን በአይጥ ምክንያት ያስገባትን ድመት እጅጉ ወዳት ከሷ ጋር ተላምዶ እናስተውል ይሆናል::

ከእጽዋት መካከል ያቦካዶ ዛፍን ተጠቃሽ ማድረግ የሚችል ሲሆን አብዛኛውን ሰው በቤቱ በመትከል እስኪያፈራ ድረስ በጉጉት በመጠበቅ የሚያፈራውን ያቦካዶ ፍሬ ለጸጉር ሊሆን ይችላል ለመብላት የሚጠቀሙበት በጣም ተመራጭ የእጽዋት አይነት ነው።

ተፈጥሮ አንስተን ስለ እንስሳት ማውራታችን ካልቀረ ስለ ግዙ ፍ ዝሆን ማውራታችን አይቀርም ዝሆን ማለት በጣም ትልቅ ኩቢ በጣም ትልቅ ጆሮ እና በጣም ትልቅ ጥርሶች ያሉት ሲሆን አብዛኛው ሰው ለጥርስ ብለው ሲያድኑትም እናስተውላለን ::

እንደ ኢትዮጵያ አሁን ባለንበት ክፍለ ዘመን ጋዜጣን ስንጠቀምበት ብዙ የማይተዋል ባይሆንም በ19ኞቹ ክፍለ ዘመን ግን አብዛኛው ኢትዮጵያ ሰው የሚጠቀምበት ሀገራችን እንደዋለች ሀገራችን እንዳደረች ምን እንደተፈጠረ የሚታወቅበት የዜና መሰራጫ መንገድ አንዱ ነው።

ከታዋቂ መሪዎች መካከል ተጠቃሽ ልናደርገው የምንችለው አንዱ ባለሹሩባ እጅጉን የተዋበ እጅጉን የሚያምር መልክ ያለው አፄ ቴዎድሮስን ሲሆን አፄ ቴዎድሮስ ራሱን ለሃገሩ መሰዋት ያደረገ እስከ ዛሬም ድረስ የተለየ ፍቅርና ክብር የሚሰጠው ንጉስ ነው።

በስነ ህንጻና ግንባታ ውስጥ ልናየው ከምንችላቸው ቁሳቁሶች መካከል አንዱ መጋዝ ነው። መጋዝ የሚጠቅመው የተለያዩ አይነት ነገሮችን ለመቁረጥ ሲሆን አንድ ቤትን ለመስራት እንጨት ቢያስፈልገን ያ እንጨት ደግሞ በስነስርዓቱ ለመቁረጥ መጋዝ እጅጉን ትልቅ የሆነ ሚና ሊጫዎትልን ይችላል ማለት ነው።

ማሽኖች የምንላቸው ከሰው ልጅ አቅም በላይ ነው ወይም ደግሞ የሰው ልጅ ሊያደርገው አይችልም ተብለው የሚታሰቡ ከባባድ ነገሮችን ወይም ደግሞ ጊዜን ይፈጃል ብለን የምናስባቸውን ነገሮች በቀላሉ በማሽን በመስራት ጊዜአችንንም የተለያዩ ነገሮቻችንን የምንቆጥብበት ነገር ነው።

ምግብ ቤት ውስጥ አሉ ወይም አብዛኛው የኢትዮጵያ ህዝብ ይጠቀምበታል ከሚባለው ከምግብ አይነቶች አንዱ ሽሮ ሲሆን ሽሮን በተለያዩ አይነት በተፋሰስ ሊሆን ይችላል፣ በተጋቢኖ ሊሆን ይችላል በተለያየ አይነት መልኩ ለህዝቡ በማቅረብ ህዝቡን በማስደሰት እና ጥሩ ገቢን በማግኘት ይታያል።

ከሱፐርማርኬት ምርቶች መካከል አንደኛውና ተጠቃሽ ሊሆን የሚችለው ሎሽን ነው ። ሎሽን ብዙውን ጊዜ ሴቶች ሲጠቀሙት ልናስተውል እንችላለን ።ሴቶቹም ቆዳችንን ለማለስለስ እና አንፀባራቂ ውብ የሆነ ፍንትው ያለ ቆዳን ለማግኘት ሎሽኑ ጥቅሞናል እና ሁላችሁም ሴቶች እየሄዳችሁ መጠቀም አለባችሁ ሲሉ ተስተውለዋል ።

የቤት እካ የምንላቸው በቤት ዉስጥ ልንገለገልባቸው የምንችል እቃዎ ሲሆኑ ለምሳሌ ለመዋቢያነት ምግብ ለማብሰል ወይንም ደግሞ የተለያዩ አገልግሎቶችን ለመጠቀም ብቻ በቤት ዉስጥ የምንአገኛቸው የተለያዩ ቁሳቁሶች ናቸው።

ስለመጽሃፍት ስናወራ ህጻናትን ለማዝናናት ወይም ደግሞ ለማስተማር ተብለው ስለተጻፉ ተረት ተረት መጽሃፍቶች ማውራታችን አይቀሬ ነገር ነው። ተረት ተረት ሲባሉ ብዙውን ጊዜ ሰዎች አላስተዋልነውም እንጂ ደስታን የሚፈጥሩ አብዛኛውን ጊዜ ለሕጻናት ይባል እንጂ አዋቂዎችም የሚያነቡት መጽሃፍ ነው።

ጉዞ የምንለው ከአንድ ቦታ መዳረሻችንን አውጥተን የምንሄደው ሲሆን ቱሪዝም የምንለው ደግሞ አንድን ቦታ የማየት ጽኑ ፍላጎት አድሮብን ያንን ቦታ ለመጎብኘት የምናደርገው ሂደት ሲሆን ስደት የምንለው ግን የተሻለ ህይወትን በመፈለግ ከአንድ ሃገር ወደ ሌላ ሃገር የመጥፋት ወይም የመሰደድ እንለዋለን።

የፅህፈት መሳርያ እቃዎች ከምንላቸው መካከል እስክርቢቶ ዋነኛውና ተጠቃሽ ልንል የምንችል ሲሆን እስክርቢቶን በብዛት ትምህርት ቤት ውስጥ ባንክ ቦታዎች ላይ የተለያዩ የስራ ቦታዎች ላይ ልናገኘው የምንችል ሲሆን ሰዎች አብዛኛውን ጊዜ ወረቀት ላይ ለማስፈር እስክርቢቶን ሲጠቀሙበት እናስታውላለን።

ከስራ አይነቶች ዉስጥ ህክምና አንደኛው እና ተጠቃሽ የምንለው የስራ አይነት ሲሆን የሰው ልጅ ከፍተኛም ይሁን አነስተኛ በሽታዎች ባጋጠሙት ቁጥር ወደ ሆስፒታል በመሄድ በዶክተሮች ወይንም በሃኪሞች አማካኝነት አገልግሎት ተጠቅሞ ከበሽታው የሚነጻበት ቀን ነው።

ተፈጥሮን ካነሳን አይቀር ስለወፎች ማንሳታችን የማይቀር ነገር ሲሆን ወፎች ማለት በራሪ እንሰሳቶች ሲሆኑ አብዛኛውን ጊዜ ወይም በጣም ብዙ የሚባለው የወፍ ዝርዮች ቤታቸውን የሚሰሩት በዛፍ ላይ ሲሆን ግን መብረር የማይችሉ እና በመሬት ላይ የሚኖሩ አንዳንድ የወፍ ዝርያዎችም ይኖራሉ።

ቡና ቤቶች የምንላቸው ቡና ከቡና ጋር አብረው ሊቀርቡ የሚችሉ የቡና ቁርሶች ብቻ የምናገኝባቸው ቢሆንም ከተለያዩ ሬስቶራንቶች እና ምግብ ቤቶች ቡናን ረከስ አድርገው የሚያመጡልን ሲሆን፤ ምግብ ቤቶች የምንላቸው ግን የተለያዩ አይነት ምግቦችን መጠጦችን አካተው ሊይዙ የሚችሉ ሰፋ ያሉ ቦታዎች ናቸው።

በሀገራችን በኢትዮጵያ ውስጥ ብዙ አይነት ደሳስ የሚሉና ሰዎችን የሚስቡ ባህሎች አለን ብለን የምንጠቅስ ቢሆንም በዚሁ ልክ ደግሞ ጎጂ እና መጥፎ የሚባሉ ባህሎችንም የሚያስተናግድ ይሆናል ከነዚያም ባህሎች አንዱ ድድ መበሳትም ይሆናል።

ስለቤተሰብ ባወራ እንቁጥር የቤተሰብ የሚስት የልጆቹ ራስ ነው ተብሎ የሚወደስለት አባትን መጥቀስ አስፈላጊ እና ግዴታ የሆነ ነገር ሲሆን በብዛት ቤተሰቦቹን የሚያስተዳድር ለቤተሰቡ እጅጉን የሚጨነቅና የሚያስብ የቤተሰብ አባል ነው።

ከፍራፍሬዎች መካከል ቆምጣጤን መጥቀስ የምንችል ሲሆን ቆምጣጤ በባህሪው በጣም መራራ የሚባል የፍራፍሬ አይነት ሲሆን ሰዎችም ለመብላት ጊዜ የማይዳፈሩት ነገር ግን እያንዳንዳቸው ሰዎች በጉልበት ሲበሉት የሚስተዋል የፍራፍሬ አይነት ነው ።

ኢትዮጵያ ውስጥ አሉ ከሚባሉ የምግብ ዓይነቶች ወይም ተወዳጅ ከሚባሉ የምግብ አይነቶች መካከል ዶሮ ወጥን ተጠቃሽ ማድረግ የምንችል ሲሆን በእርግጥ የሚያቃጥል ቢሆንም በአብዛኛው የኢትዮጵያ ህዝብ ዘንድ በጣም ተወዳጁ የምግብ ዓይነት ነው ።

ስለ ህንጻና ስለ ግንባታ ባወራን ቁጥር ያንን ለመስራት እጅጉን አስፈላጊ የሆነውን ብሎኬት ማንሳታችን አይቀሬ ነገር ነው።

ስለ ቱሪዝም ካወራን አይቀር ላሊበላ ወይም ፋሲለደስን ሊጎበኙ የሚመጡ ብዙ ነጫጭ ሰዎችን ማስተዋል እንችላለን። ላሊበላ እንግዲህ እስከዛሬ ድረስ ማንም ሰው ሊገነባው ወይም ሊሞክረው ያልተቻለ ገራሚ ቅርስ ነው።

ከስፖርት አይነቶች መካከል ተጠቃሽ ልናደርገው የምንችለው አንዱ ዋና ሲሆን፤ ለእይታም ሆነ ለዋኚው አካል ደስታን የሚጭር እጅጉን ደስ የሚል የስፖርት አይነት ሲሆን ብዙ ጊዜ የዋና ዉድድር የሚካሄዱ ሲሆን በሃገራችን ግን ብዙ ያልተለመደ ነገር እንደሆነ ለማስተዋል ችያለሁ።

ትምህርትን ይሰጡናል ወይም ደግሞ ትምህርትን እንዳናገኝ በጣም ጠቃሚ ናቸው ከምንላቸው ነገሮች መካከል አንዱ መምህራን ሲሆኑ መምህራን በኢትዮጵያ ውስጥ አብዛኛው ወይም ሙሉ በሙሉ በሚባል ደረጃ የሚለብሱት ነጭ ጋዎንን ሲሆን መምህራን ትምህርትን ለተማሪው ያሰርጻሉ።